ካሉ ክልሎች መካከል ሰሜናዊ አካባቢ የሚገኝ የአማራ ክልላዊ መንግሥት ባንዲራ ነው። ይህ ደግሞ አማራ ክልል ውስጥ ያሉ ስሞችን የሚገልጽ እና ስለ አማራ የሚያወራ ምስል ነው።

ይሄ ደሞ ባህላዊ የቤት አሰራር ከምንላቸው መካከል ጎጆ ቤት ግንባር ቀደም ነው። በሃገራችን በኢትዮጲያ ስለሱ የሚያሳይ ምስል ነው። እና ደሞ በዘመናዊ መልኩ በመስታወት የተሰራ እና እንትኖች ያሉበት

ይሄ ደግሞ ኢትዮጵያ ዉስጥ አሉ ከሚባሉ ክልሎች መካከል የሆነዉ የቤኒሻንጉል ክልል መለያዉ ባንዲራዉ ነዉ። ቤኒሻንጉል ክልል የኢትዮጵያ ትልቁ ህዳሴ ግድብ ያለበት ክልል መሆኑን እናዉቃለን።

ይሄ ደሞ የፋንታ መጠጥ። ፋንታ የምንለው ኢትዮጲያ ውስጥ ከሚጠጡ ለስላሳ መጠጦች መካከል የሚቆጠር መጠጥ ነው። እና የሱ መጠጥ ከነእቃው የሚያሳይ አይነት ምስል ነው።

በምስሉ የምንመለከተው ህጻናቶች ሲጫዎቱ የማያሳይ ምስል ነው። ይህ ምስል በኢትዮጵያ ገጠራማ አካባቢ እንደተቀረጸ ማየት እምንችለው ህጻኑ ያረገው ቦቲ አለ። ጥሎ መነሳት ተብሎ ይታወቃል።

ይህ ደግሞ የምናየው ከድንች የሚሰራ ችብስ ነው ፤ ናቹራል በሆነ መንገድ የሚሠራ ሰን ችብስ ተብሎ ይታወቃል። በሀገራችን በኢትዮጵያ በጣም ተወዳጁ ቼብስ ነው እና ከድንች ነው ሚሰራው ተጠብሶ ምናምን ናቹራል በሆነ መንገድ ነው ማለት ነው።

ኢትዮጵያ ውስጥ አራተኛ ጄኔሬሽን ካሉ ዩኒቨርስቲዎች ወይም ደሞ ባራተኛው ጄኔሬሽን ከተሰሩ ዩኒቨርስቲዎች መካከል የሆነው የመቅደለ አምባ ዩኒቨርስቲ ሎጎ ነው። መቅደላ አምባ በኢትዮጵያ በሰሜኑ ክልል የሚገኝ ዩኒቨርስቲ ሲሆን።

ይህ ደግሞ ፋብሪካዎች አካባቢ ያለ አቀባበጥ የቤቶች አቀማመጥ ነው። ብዙጊዜ ፋብሪካዎች የሚሰሩባቸው እቃዎች እንደዚሁ ቱቦ ጭስ ማስወጫ ምናምን ስለሚታይ ፋብሪካ ነው ብለን እናስባለን።

የኦንላይን ንግድና ኢ-ኮሜርስ የገበያውን ወሰን በማስፋትና ለሸማቾች ምቹ የግዢ አማራጮችን በመስጠት እያደገ ነው።

የኢትዮጵያ ውስጥ ከሚታወቁ ትላልቅ የገብርኤል ገዳማት መካከል አንዱ የሆነው ቁልቢ ገብርኤል ወይም ደሞ ድሬዳዋ አካባቢ የሚገኘው ገብርኤል ቤተክርስቲያ ነው። ቁልቢ ገብርኤል ኢትዮጵያ ውስጥ ከሚገኙ ትልቁ ገብርኤል ነው።

የፖሊስ ማርሽ ባንድ ፎቶ ነው ።ማርሽ ባንዶች አንድ ላይ ይሆኑና ዜማን ለሰዎች የሚያሰሙ ናቸው። ብዙ ጊዜ ተለቅ ተለቅ ያሉ ፕሮግራሞች ሲኖሩ።